የዋንዛ ዛፍ በተለያየ የሀገራችን ክፍሎች ዉስጥ ከሚገኙ የእጽዋት አይነቶች መካከል የሚተከል ሲሆን ይኸም ትልቅ ዛፍ ሆኖ ማደግ የሚችል ሰፋፊ ቅጠሎች እና ረዥም ግንዶች ያሉት የዛፍ አይነት ነዉ። እናም ለተለያዩ ለፈርኒቸር ስራወች እናለጣዉላ ስራወች ለወረቀት ስራወች የሚዉል የእጽዋት አይነት ነዉ። በእርሻ አካባቢ ይህ የእጽዋት አይነት ይበቅላል።

ጣና ሀይቅ በአማራ ክልል ሰፊውን ቦታ ከሚሸፍኑ የተፈጥሮ ሀይቆች መካከል ንነዱ ነው ይህም በተለያዩ የእርሻ ስራዎች ከዛም በበለጠ ደግሞ ለቱሪዝም እንዲሁም ለሰዎች ለመዝናናት ከሚጠቀሙበት ተፈጥሯዊ ሀይቆች መካከል አንዱ ነው። እርስዎ ይህንን ሀይቅ አይተው ወይም ደግሞ ጎብኝተው ያውቃሉ?

ሀኪም በኢትዮጵያ ውስጥ እንደዚሁም በአንድ ዓለም እጅግ በጣም ከባድ እና ከሚከበሩ የስራ አይነቶች መካከል የሚጠራ ነው የሰዎችን ህይወት ለማስተካከል በእጅጉ ከሚጥሩ ሰዎች መካከል ይጠቀሳል። ስለዚህ በኢትዮጵያ ውስጥ የሚገኙ ሀኪሞች የስራ አቅርቦትና የተመቻች ዕድል አግኝተዋል ብለው ያስባሉ?

መመገበያኖች በቤታችን ውስጥ ከምናገኛቸው እቃዎች መካከል አንዱ ሲሆን ይህም በተለያየ ቅርጽና ከተለያየ የዕቃ አይነት ሊሰራ የሚችል የቤት ውስጥ መገልገያ ቁስ ነው እርሶስ በምን አይነት ዕቃ ዎች ይጠቀማሉ?

የአየር ትንበያ ዜና ከዜና ክፍሎች ውስጥ አንዱ ሲሆን ይህም የቀጣይ ቀኖችን የአየር ሁኔታ እንዲሁም ደግሞ ሌሎችም ጥንቃቄዎችን ፣ጥንቃቄ የሚያስፈልጋቸውን አካባቢዎች እንዲሁም ደግሞ ከአየር ጋር የተያያዘ ማነኛውም ነገር የሚቀርብበት ክፍል ነው።

ጠበቃ ከህግ አስከባሪ አካላቶች መካከል የሚጠቀስ ሲሆን ይህም ተጎድተናል የሚሉትን ወገን ፍርድ እንዲያገኙ ተገቢውን ፍትህ እንዲቀርብለት የሚከራከሩ የህግ አካላቶች ናቸው። ስለ ጠበቃ ወይም ስለሚሰሯቸው ስራዎች ምን ያክል ግንዛቤ አለዎት?

ቢራ ካልኮል መጠጦች ውስጥ የሚመደብ ከፍተኛ የሆነ የአልኮል መጠን በውስጡ የያዘ የመጠጥ አይነት ነው። ይህም በአገራችን በኢትዮጵያ ብዙ አይነት ድርጅቶች ለምሳሌ ጊዮርጊስ በራን ብሰው ዘንድ የሚወደድ አይነት ነው አማራጮች መካከል የትኛው?

ብዙ ጊዜ በተለይም ደግሞ ቆመው የሚሉ ሰዎች ጫማዎችን ከውበት ይልቅ ምቾትና ጥንካሬያቸው ላይ ይበልጥ ሐሳባቸውን ወይም ደግሞ ትኩረታቸው እዛ ላይ ያደርጋሉ። ምክንያቱም ያማረ ጫማ ብዙውን ጊዜ በ አይነቱ ወይም ደግሞ በጥንካሬው ያኛክል ስለማይሆን ነው። እርሶስ ከማማርና ከጥንካሬ የቱን ይመርጣሉ?

በሰፈሮች ውስጥ የተለያዩ የኮብል ምንጣፎች ወይም ደግሞ የተለያዩ የመንገድ ዝርጋታዎችን ከአንድ አገር ከሚያስፈልጋት መሰረተ ልማት መካከል አንድ ነው። በእርሱ አካባቢ በቂ የሆነ የመሰረተ የመሰረተ ልማት ተሰርቷል ወይም ተዘርግቷል?

መዶሻ ወይም ሜርቴሎ በመባል የሚታወቀው የመሳሪያ አይነት የተለያዩ ነገሮችን መስመር ለማስያዝ ወይ ሚስማሮችን ለመምጣት እንደዚሁም ሌሎች ነገሮችን መጥቶ ከሌሎች ነገሮች ጋር ለማጣበቅ የሚጠቅሙ የመሳሪያ አይነት ነው ስለዚህ የመሣሪያ አይነት የምታውቁት ነገር አለ?

በሀገራችን በኢትዮጵያ ብዙ የልቦለድ ደራሲ ሰዎች ይገኛሉ ከእነሱም ውስጥ ለምሳሌ ሀዲስ አለማየሁ ፣በዓሉ ግርማ ፣ይስማዕከ ወርቁ፣ አለማየሁ ዋሴ እና የመሳሰሉትን ማንሳት ይቻላል። እርስዎስ ከእነዚህ ከጠቀስናቸው ውስጥ የየትኛው ፀሀፊ ስራን ይወዳሉ?

የአባይ በረሃ በኢትዮጵያ ውስጥ ካሉ ከሚያምሩ እና በዛም ልክ ከሚያስፈሩ ቦታዎች አንዱ ነው። ይህም ቁልቁለታማ የሆነ በዙሪያው ተራራ ያለበት እጅግ በጣም የሚያስፈራ የመልካምድር አቀማመጥ ነው። እርስዎ በዛ አከባቢ ሂደው ያውቃሉ?

ጅንስ ስሪዎች ለረጅም ዓመታት ከአሁንን ቀደንባሎት ጊዜያቶች ለጉዙዎች በተለይ በወጣቶች ዘንድ የሚመረጡ የፋሽን ወይ የስተይል ዓይነቶች ናቸው ይህንም በተለየ ዓይነት ዲዛይን በማሥዋብ እና በማሳመር ከጊዜ ለጊዜ ራሱን ሊያሻሻለ ወጣቶች መርጡት የፋሽን አይነት መካከል የሚጠቀስ ነው።

የዱቄት ወተቶች በሱፐርማርኬት ውስጥ ከምናገኛቸው ምርቶች መካከል የሚጠቀሱ ሲሆኑ፤ እነዚህ የወተት አይነቶች ከተለያዩ ድርጅቶች የመጡ ከሀገር ውስጥም ሊሆን ይችላል ከሀገር ውጪ ሰዎች እንደሚመርጧቸው እና እንደየአቅማቸው እንደሚገዟቸው አማራጮች የሚገኝባቸው ቦታዎች ናቸው።

የጣይቱ መዝናኛ ወይም መናፈሻ ቦታ በባህርዳር ከሚገኙ በጣና ዙሪያ ከተሰሩ ጥንታዊ ቦታዎች መካከል የሚጠቀስ ነው። ይህም አብዛኛውን ሰዎች ለጉብኝት ወደ በባህርዳር በሚመጡ ጊዜ መጀመሪያ የሚያገኙት ከጣና ጥግ ያለ ቦታ ነው። እናም አየር ለመቀበል እና የጣናን ውበት በማየት አመቺ የሆነ ስፍራ ነው። እርሶስ በባህርዳር በመጡ ጊዜ ይሄንን ቦታ አይተውት ያውቃሉ?

በሀገራችን በኢትዮጵያ ብዙም ጊዜ ሰዎች ከዘመነ ሕክምና ይልቅ ባህላዊ ሕክምና ምርጫቸው ያደርጋሉ። ምክንያቱም እንደ ማህበረሰብ ያደግንበት እና ከአባቶቻችን ጀምሮ ያገኘነው ባህል ስለሆነ ነው። እርሶስ ምን ያክል የባህላዊ ሕክምናን ወይም ደግሞ ከዘመናዊ ህክምና ይልቅ ወደ ባህላዊ ህክምና ይዘነብላሉ?

ሰላምታ በመባል የሚታወቀው መጽሔት የኢትዮጵያ አየር መንገድ ከሚያሳትማቸው የመጽሔት ዓይነቶች መካከል አንዱ ሲሆን ይህም ተሳፋሪዎች በጉዛቸው ላይ ሚዝናኑበት ነገር እንዲያገኙ ተብሎ ታስቦ የተሠራ የመጽሔት ዓይነት ነው። እርስዎ በአውሮፕላን ተጉዘው ያውቃሉ ወይም ይህንን መጽሔት አንብበው ያውቃሉ?

መተረከት እላተው ጫማዎች ሴቶች ከሚያዚህ ወትራቸው የጫማነቶች መካከል የሚጠቀስ ሲሁን ይህም ሥራ በሚኖራቸው ወይም ደግሞ የተለዩ ሰርግ ምድርጋት እንዲንፎርማል የሆነብ ፕሮግራም በሚኖራቸው ጊዜ የሚለብሱት የጫማይነት ነው እርስ ይህን ጨሞ ተጨምታወቃሉወይ የጫማ ሲታወቃሉ

ቡና ባሁን ጊዜ በአሃገር ደረጃ በተለለ ካፊዎቹ ና ሬስቶራንት ናውቴሎች ውስጥም በወድር ዋጋ የትረጡ ከሚገኙ ነገሮች መካከል ተከሳል የሚሆነበት ምክንያት ለወጭ ሀገር አቅርቡት የቀረበ ስለሆነ በሀገር ውስጥም ያለው ገቢያር ዋጋ ውየናረመጥቷል ሶስ የቡና ዋጋ ሜናር ምነክል ሀይወቱ ላይ የተጽኖ ኖሮታል።

የመስኖ እርሻ ወይም ደግሞ የመስኖ ግብር እና ዘመናዊ የሆነ ከግብር እና ዘርፎች መካከል የሚጠቀስ ሲሆን ይህም ውሃን ከተለያዩ የሃካላክ ጠልፎ ወደ እርሻ ቦታ በማስከባት ምርትን በዓመት አንድ ጊዜብቻ ሳይሆን በተደጋጋሚ ለማየት የሚደረግ የአሰራር ዓይነት ነው። እርሱስ ስለዚህ የመስኖ እርሻ አሰራር መለክል እውቀት አሉት?